በአለም አቀፍ ደረጃም ይሁን በሀገራችን ደረጃ የተለያዩ የስፖርቶች አይነቶች ሲኖሩ ግን እነዛ ስፖርት አይነቶች ስፖርተኞቹ የሚያሰለጥናቸው አሰልጣኝ ወይም " ኮች " ይባላል በእንግሊዝኛ ደግሞ

በሀገራችን ላይ እንዲሁም እንዲሁም በክልላችን ላይ አዲስ የተፈጠ እንዲሁም በጣም አስቸኳይ ሰው ማወቅ አለበት ተብሎ የምታሰብ ዜና ሰበር ዜና ተብሎ ይቀርባል:: በአብዛኛው በተለመደው ሰዓት አይቀርብም ::

ለንግድና ግብይት ከሚጠቀማቸው ዕቃዎች መካከል አንዱ ብርድ ልብስ ነው። ብርድ ልብስ አንድ ሰው ሄዶ ገበያ ላይ ገዝቶ ቤቱ ሄዶ ሚለብሰው ልብስ ነው።

ከስራዎች መካከል አንዱ የሆነው ፆዳት ሰራተኝነት ሲሆን እነዚህ ፃዳት ሰራተኞች ቤታችን፣ ግቢያች እንዲሁም ደግሞ በተለያዩ ቦታ በመንገድም ላይ ቆሻሻወችን እየጠረጉ ንጹህና ዉብ ያደርጉታል ቦታውን ።

እኛ ከምንጠቀማቸው የኤሌክትሮኒክስ ምርቶች መካከል አንዱ ኮምፒዩተር ሲሆን በመስሪያ ቤቶች ልናገኛቸው እንችላለን እና የተለያዩ ስራዎችን ይሰራል።

ሴቶች ወይም ውንዶች ጸጉራቸውን ለማሳደግ ሲሉ የሚጠቀሙት የእቃ አይነት ዉስጥ አንዱ ቅባት ሲሆን ቅባት ጸጉራችን እንዲያድግ የሚረዳ ፈሳሽም ቅባት አለ።

ሰዎች በአብዛኛዉ ጊዜ ተከራይተዉ ሊሆን ይችላል የሚኖሩት፤ ግን ተጠጋግተዉ የሚኖሩበት ቦታ የጋራ መኖሪያ ቤት ይባላል። ብዙ ጊዜ ተጠጋግተዉ ነዉ የሚኖሩት።

ከተለያዩ የዜና አይነቶች ውስጥ አንዱ የሆነው የቴክኖሎጂ ዜናዎች ሲሆን ስለ ቴክኖሎጂ ብቻ በሀገር ውስጥ ስለተፈጠሩት ቴክኖሎጂ እና ስለ አለም አቀፍ ያለውን የሚያወራ ዜና ነው።

ከእጽዋት ውስጥ መካከል አንዱ የሆነው ባህር ዛፍ ሲሆን ፤ ባህር ዛፍ በቁመት በጣም ረዥም የሆነ የተለያዩ አገልግሎቶች ያሉት ዛፍ ነው ማለት ነው።

በስነ ህንፃና ግንባታ ጊዜ ለተለያየ አገልግሎት የምንጠቀምባቸው እቃዎች መካከል አንዱ አካፋ ነው ፤ አካፋ ውኃውና ስሚንቶ እንዲቀላቀል ለማድረግ የሚረዳን መሳሪያ ነው።

ከአልኮል መጠጦች መካከል አንዱ የሆነው ቢራ ሲሆን ቢራ ከሃያአንድ ዓመት በላይ የሆኑ ሰዎች የሚጠጡት አልኮል ያለው መጠጥ ነው።

በባህር ዳር ከተማ በጣም ለመዝናኛ ሰው ከሚጠቀምባቸው ቦታዎች መካከል አንዱ ጣና ሎጅ ሲሆን በጣም ነፋሻማ ቦታ ነው። እና ሰው አይምሮውን አድሶ ይሄዳል ማለት ነው።

ከዱር እንሰሳት መካከል አንዷ የሆነችው ቀጭኔ ስትሆን በቁመቷ በጣም ትታወቃለች ደግሞ በዋናነት አንገቷና እግሯ በጣም ረጃጅም ናቸው።

ለመዋቢያነት ከምንጠቀማቸው ዕቃዎች መካከል አንዱ ቻፕስቲክ ሲሆን፤ ቻፕስቲክ የተለያየ ከለር ያለው ሲሆን ከንፈራችን እየምንጠቀመው መዋቢያ ነው።

በአሁኑ ሰዓት በጣም በኢትዮጵያውያን ያልተለመደ ግን በተለያዩ ሆቴሎች ላይ የሚገኘው ማሽን አንዱ ማሽን የእቃ ማጠቢያ ማሽን ነው። ዕቃዎችን ሲቆሽሽ በቀላሉ ለማጠብ ይረዳናል።

በፋሽን ኢንዱስትሪው ውስጥ በጣም አስፈላጊ የሆኑ ሰዎች ከተባሉ ዲዛይነሮች ናቸው። ምክንያቱም እነሱ ናቸው፤ ልብሱን ቀዶ ቆርጠው የተለያየ ዲዛይን ያወጡለት።

ለንግድና ግብይት ከምንጠቀምባቸው እቃዎች መካከል አንዱ የሆነው አጃክስ ሲሆን፤ አጃክስ ለዕቃ ማጠቢያነት የምንጠቀመው ነው። እና ደረቅም ሊሆን ይችላል፤ ፈሳሽም ሊሆን ይችላል።

ከኢትዮጵያ ባህላዊ ነገሮች ዉስጥ አንዱ እንጀራ ሲሆን እንጀራ በኢትዮጵያ ብቻ የሚታዎቅ ነው። በአሁኑ ሰአት በዉጮችም ድረስ ታዋቂነት ያገበ ባህላዊ ምግብ ነው።

ሴቶች ዉበታቸው ለመጠበቅ ከሚጠቀሟቸው ባህላዊ ነገሮች መካከል ውይም በቤታችን ከምናገኛቸው ነገሮች መካክለ አንዱ እርድ ነው።

የአርጎባ ህዝብ ማህበረሰብ በጣም ታዋቂ የሆኑ ማህበረሰቦች ሲሆኑ በደግነታቸው ፣በየዋህነታቸው፣ በመተሳሰባቸው በጣም ይታወቃሉ ማለት ነው።

ከፍሬዎች መካከል በጣም ጣፋጭ ከሆኑት ፍራፍሬዎች መካከል አንዱ አፕል ሲሆን፤ ይህ የአፕል ዋጋው ውድ ቢሆንም፤ ግን ጣፋጭ የሆነ ፍራፍሬ ነው።

ከታዋቂ መሪወቻችን መካከል አንዱ የሆነ ዳግማዊ አጼ ሚኒሊክ ሲሆን ዳግማዊ አጼ ሚኒሊክ የአድዋን ጦርነት ከፊት ሁኖ የመራልን ነው።

በህጻናት ላይ ከሚዘወተረው የጌጣ ጌጥ ዓይነት አንዱ ቲያራ ሲሆን፤ ህጻናት ፀጉራቸው ላይ አድርገው እንዲያምርባቸው ከሚጠቀሙት ጌጣጌጥ ውስጥ አንዱ ነው።

የትምህርት ሚኒስቴር አርማ መጽሐፍ ሲሆን፤ ይህም ማለት ዕውቀትን ለተማሪዎች እንሰጣለን ።እንዲሁም የተማሪዎችን እውቀትን እናጎለብታለን ብሎ የሚደግፍ ጽንሰ ሃሳብ ያለው አርማ ነው።

አብዛኛውን ጊዜ የውጭ ሀገር ዜጎች ወደ ኢትዮጵያ መጥተው ማየት ከሚሿቸው ነገሮች መካከል የኢትዮጵያ ብርቅዬ አዕዋትን ነው። እነዚህ አዕዋትን በኢትዮጵያ ብቻ የሚገኙ ናቸው።

ከ ለስላሳ መጠጦች ውስጥ አንዱ የሆነው ሚሪንዳ ሲሆን፤ ሚሪንዳ በሕፃናት ዘንድ በጣም ተወዳጅነት ያለው ጣፋጭ የሆነ መጠን ነው።

በየቦታው ሰላም እንዲሰፍን፤ ግጭት እንዳይኖር በሰዎች መካከል መጣላት እንዳይኖር እንዲሁም ፍትህ እንዳይጓደል ከሚጥሩ አካላት መካከል የሆነው ልዩ ኃይል ማለት ነው።

ዜና በሚቀርብ ጊዜ በሁለት ይከፈላል ። የሀገር ውስጥ ዜና እና የውጭ ሀገር ዜና ። የውጭ ሀገር ዜና ወይም የምእራባውያን ከሀገር ባሻገር ብለን የምናቀርበው ዜና ስለእነሱ ብቻ የሚያጠነጥን ስለሀገር ውስጥ ያልተቀላቀለበት ዜና ነው ።

መሰረታዊ የአገልግሎቶች መካከል አንዱ የሆነው የመብራት አገልግሎት ሲሆን ይህ ማለትም ሰዎች ቤታቸው ጨለማ እንዳይሆንባቸው የኤሌክትሪክ ዝርጋታ በየቦታው ማለት ነው።

ሴቶች ፀጉራቸውን ለማስዋብ ለማሳመር ሲሉ ከሚሰሩት ስሬት መካከል አንዱ የሆነው ፔስትራ ሲሆን ፔትራም ታጥበን ደርቀን ከዛ በሳት የምንተኮሶ የፀጉር ስሬት ነው።

ከሱፐር ማርኬት እቃዎች መካከል አንዱ የሆነው የለውዝ ቅቤ ሲሆን ለውዝ ተፈጭቶ ታሽጎ እንዳይበላሽ ተደርጎ ታሽጎ የሚሸጥ እቃ ነው።

ጫማዎች ከሚሰሩባቸው ስሪቶች መካከል አንዱ የሆነው ቆዳ ሲሆን ቆዳ ከተለያዩ እንስሳዎች ይገኛል ። ከከብት፣ ከበሬ፣ ከበግ ማግኘት እንችላለን ማለት ነው ።

ዜና በሚቀርብ ጊዜ በአብዛኛዉን ጊዜ የሀገር ዉስጥ ዜና ሲባል ስለ ሀገር ዉስጥ ስለተፈጠሩ ነገሮች በአሁኑ ሰዓት ምን አዲስ ነገር አለ ብሎ ስለ ሀገር ዉስጥ ብቻ የሚወራበት ዜና ነዉ።

የኢትዮጵያ ባህላዊ እንዲሁም በጣም ተወዳጅ ከሆነው ምግብ ውስጥ አንዱ የድንች ወጥ ሲሆን ድንች ተልጦ በቀዩ ወይም በዓልጫ ተሰርቶ የእንጀራ የሚበላ ምግብ ነው።

አንድ ገበሬ ለማረስ ሲፈልግ ከሚጠቀማቸው ነገሮች መካከል አንዱ የሻኛ በሬዎች ናቸው። እነዚህ በሬዎች መሬቱን ለማረስ ይጠቅማሉ ማለት ነው።

ከሱፐር ማርኬት እዕቃዎች ውስጥ አንዱ የሆነው የወተት ዱቄት ሲሆን የወተት ዱቄት ታሽጎ ይሸጣል እና ያሀንን ከፍተን ለህፃናት አፍልተን መስጠት እንችላለን ።

በኢትዮጵያ ኦርቶዶክስ ቤተክስቲያን ዉስጥ በጣም አገልግሎት ከሚሰጡ እቃዎች መካከል አንዱ ከበሮ ነው ከበሮ ከተለያዩ ቆዳዎች ሊሰራ ይችላል። ከበሬ ፣ ከበግ ቆዳ ሊሰራ ይችላል።

በኢትዮጵያ ውስጥ ታዋቂ መሪዎች ከሆኑት ውስጥ አንዱ ልጅ እያሱ ሲሆን ልጅ እያሱ ለትንሽ ዘመናትን የነገሠ ቢሆን የተለያዩ ቤተክርስቲያናቶችን እንዲሁም ኢትዮጵያ ላይ የተለየ እድገት እንዲያድግ አድርጓል ::

በተለያየ አይነት ተብሎ ሲሰራ ከሚቀርቡ ምግቦች መካከል አንዱ የሆነው ቀይ ስር ሲሆን ቀይ ስር በጣም ጣፋጭ ምግብ ነው።

በአሁኑ ሰዓት ብዙ ሰዎች በተለይ ምግብ ቤቶች ከሚጠቀሙበት ማሽኖች መካከል አንዱ የሽንኩርት መፍጫ ማሽን ነዉ። ይሄ ማሽን የሚጠቅመዉ ሽንኩርቱ ከተላጠ በኋላ አይናችንን ሳያቃጥል ሽንኩርት ፈጭቶ የሚሰጠን ማሽን ነዉ።

ቱሪስቶች ኢትዮጵያን መጥተው ሲጎበኙ ከሚጎበኟቸው እንስሳቶች ውስጥ አንዱ ዋልያ የአይቤክስ ነው። ዋልያ የአይቤክስ የኢትዮጵያ ብርቅዬ እንስሳ ነው።

ለመዋቢያነት ከምጠቀማቸው የቤት ውስጥ ምርቶች መካከል አንዱ የሆነው ቅቤ ነው ፤ ቅቤ ወተትን ስንገፋው የምናገኘው ውጤት ነው፥ የወተት ውጤት ነው።

ከሱፐርማርኬት ምርቶች ውስጥ አንዱ የሆነው አትክልቶች ሲሆኑ ፤ እነዚያ አትክልቶች ትኩስ ሆኖ የተቆረጡ፥ በየቀኑ ነው የሚቀየሩት እና በቀላሉ እዛ ገብተን ገዝተን የምንመገባቸው ምግቦች ናቸው።

ህፃናት የተለያየ ዓመት ኖረዉ ልደታቸዉን ሲያከብሩ በተለያየ ጊዜ ቤተሰቦቻቸዉ ቤታቸዉን አስጊጠዉ በንፋፊት እና በተለያዩ ምግቦች ምናምን አስጊጠዉ ህፃናቶቹ ደስተኛ ሆነዉ እንዲዉሉ ያደርጋሉ።

አንድ ትምህርት ቤት ዳይሬክተር ባይኖራል ወይም ደሞ የነበረው ዳይሬክተር ቢለቅ ሌላ ዳይሬክተር ለመተካት ማስታወቂያ ያወጣል እና ብቁ የሆኑ ሰዎች መጥተው ይሳተፋሉ።

በሀገራችን ላይ የተለያዩ ከሀምሳ ምናምን በላይ ዩኒበርሲቲዎች ሲገኙ ከእንዚህ ዩኒበርሲቲዎች በጣም ብዙ ጊዜ ካስቆጠሩት ዩኒበርሲቲዎች መካከል አንዱ የደንቢ ደሎ ዩኒበርሲቲ ነው ።

በኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ውስጥ ዘመር ከምንጠቀምባቸው መሳሪያዎች መካከል አንዱ ክራር ሲሆን ክራር የበገና አይነት ቅርጸ አለው።

ሀገራችን ካፈራችሁባቸው በጣም ልዩ እና ድንቅ ስጦታ ያለው በአሁኑ ሰዓት የህይወት የማይገኘው ዘፋኝ እና አርቲስት ጥላሁን ገሰሰ ይባላል።

ከመሰረታዊ አገልግሎቶች መካከል አንዱ የሆነው የውሃ ዝርጋታ ነው። ሰዎች ቤታቸው ሆነው ውሃ እንዲያገኙ በቀላሉ የሚደረግበት ስርአት ነው።

ለንግድና ግብይት ከሚውሉ እቃዎች መካከል አንዱ ስኳር ሲሆን ስኳር ለመጠጥነት ይውላል ።ከሻይ ጋር ሆኖ ማለት ነው እናም በአሁኑ ሰዓት በጣም ተፈላጊ እቃ ውስጥ ሸቀጥ ውስጥ አንዱ ነው።

ከቤት እንስሳት መካከል ውስጥ አንዱ የሆነው በግ ሲሆን በግ ለምግብነት እናውለዋለን ከታረደ እንድሁም ደግሞ ለርባታም አድርገን አባዝተንም መሸጥ እንችላለን ማለት ነው።

ለባህላዊ ህክምናነት ከምንጠቀማቸው እጽዋት መካከል አንዱ ጊዜዋ ሲሆን ጊዜዋ በብዙ ቦታ ባይገኝም ኝ ፋዋሽነት ያለው እጽዋት ነው።

ለንግድ እና ግብይት ከምንጠቀምባቸው የቤት ምግቦች መካከል አንዱ ድንች ሲሆን ድንች በኢትዮጵያውያን ዘንድ በጣም ጣፋጭ የሆነ ምግብ ነው።

በኢትዮጵያውያን ዘንድ ተወዳጅነት ያፈራው አንዱ ዘፋኝ ቴዎድሮስ ይባላል። ወይም ቴዲ በመባልም ይጠራል። እና ብዙ ሙዚቃዎችን ለኢትዮጵያ አበርክቷል ማለት ነው።

የደሴ ህዝብ በማህበረሰብ በጣም ከሚታወቅባቸው ነገሮች መካከል ተስማምተው አንድ ላይ ሆነው ችግራቸውን በሰላም ፈትተው የሚኖሩ ልዩ ልዩ ባህል ያላቸው ማበረሰቦች ናቸው።

በባህርዳር ውስጥ በተለያዩ አካባቢዎች ልዩ ውበት ከሰጡ አትክልቶች መካከል አንዱ ጽድ ሲሆን በአስፓልቶች መሀል ለመሀል ላይ እንዲሁም ዳር ለዳር ላይ ይገኛሉ። እና እነዚህ ጽዶች ውበትን ሰጥተውታል።

ከጫማዎች መካከል በክረምት ጊዜ በአብዛኛውን ጊዜ በጠር አካባቢዎች የሚለብሱ ጫማዎች መካከል አንዱ የሆነው ቦቲ ሲሆን ቦቲ ለማጠብ ቀላል ከጎማ የተሰራ ጫማ ነው።

ከሱፐርማርኬት እቃዎች መካከል አንዱ የሆነው ለስላሳ መጠጦች ሲሆኑ ለስላሳ መጠጦች ሱፐር ማርኬት ውስጥ ገብተን በቀላሉ ገዝተን ወጥተን መጠጣት እንችላለን ማለት ነው።

ከተለያዩ የስራ አይነቶች መካከል በየቦታው እየዞሩ ከሚሰሩ ሰራተኞች መካከል አንዱ ድንጋይ ፈላጮች ናቸው:: እነዚህ ሰራተኞች በአብዛኛውን ጊዜ ኮብልስቶን ሥራ ላይ ይሳተፋሉ::

በኢትዮጵያ ውስጥ በአሁኑ ሰዓት እየተደረገ ካለው መሰረተ ልማት መካከል ውስጥ አንዱ የቱቦ ዝርጋታ ሲሆን ቱቦ ማለት ቆሻሻ ውሃ በስርዓት እንዲጓጓዝ የሚያደርግ ሲሆን ከተማይቱን ወይም ሀገሪቱን ለማድረግ ይጠቅማል።

ከ ሱፐርማርኬት እቃዎቹ ውስጥ አንዱ የሆነው ሎሽን ሲሆን ሎሽን ሴቶች ውበታቸውን ለመጠበቅ ሲሉ ቆዳቸው ለስላሳ እንዲሆን ሲፈልጉ የሚገዙት እቃ ነው ።

ጎብኚዎች በአብዛኛው ጊዜ ከተለያዩ ሀገራት መጥተው ኢትዮጵያን ከሚጎበኟቸው ቦታዎች መካከል አንዱ ፓርኮች ናቸው። ፓርኮች የተለያዩ ብርቅዬ እንስሳትን እንዲሁም ውብ የሆኑ እንስሳትን ስለሚይዙ ሰዎች መጥተው ይጎበኟቸዋል።

በስነ ህንጻ እና ግንባታ ውስጥ በጣም አስፈላጊ የሆነው ዉሃ ሲሆን ውሃ ስሚንቶውን ከአሸዋው እና እንዲሁም ከድንጋዩ ጋር ደግሞ እንዲጣበቅልን የሚያደርግልን የሚረዳን ውሃ ነው።

በአብዛኛው ጊዜ ቡና ቤቶች ከሚታወቁበት ነገሮች መካከል ሰዎችን ለማዝናናት የተለያዩ አዝማሪዎችን ይቀጥራሉ እና እነዚህ አዝማሪዎች ሰዎችን ሲመጡ በስራት ያስተናግዳሉ።

ከመጠጥ አይነቶች ውስጥ አንዱ የሆነው ወይን ሲሆን ወይን ከወይን ፍሬ ወይም ፍራፍሬ የሚሠራ ሲሆን ነጭ ወይን አለ ሌላ የወይን ዓይነት ነው ይህም በዓመት በዓል ጊዜ በአብዛኛው ጊዜ እንጠቀመዋለን ::

በስነ ህንፃና ግንባታ ጊዜ ከምንጠቀማቸው የተለያዩ እቃዎች መካከል አንዱ የሆነው አሸዋ ሲሆን አሸዋ ነጭ አሸዋ ሊኖር ይችላል እንደሚታወቀው ደግሞ አብዛኛውን ጊዜ የሚገኘው ጥቁር አሸዋ ነው።

የትግራይ ህዝብ ማኅበረሰብ በጣም ከሚታወቁባቸው ነገሮች መካከል አንዱ ዘፈናቸው ሲሆን የፀጉር አሰራራቸው እና ለየት ያለ የአለባበስ ስርአታቸው ነው ።

በአገራችን ላይ በገጠማ አካባቢዎች ላይ ከሚለበሱ ከሚዘወትሩ ጫማዎች አይነት ውስጥ አንዱ ኮንጎ ሲሆን ኮንጎ የጎማ ጫማ ነው ።እና በሴቶችና በእናቶች የሚለበት ጫማ ነው።

በአሁኑ ሰዓት የኢትዮጵያ ኦርቶዶክስ ተዋህዶ ጳጳስ ወይም አባታችን አቡነ አብርሃም ይባላሉ። እሳቸው የኦርቶዶክስ ተዋህዶ ሃይማኖት እየመሩልን የሚገኙ አባት ናቸው።

ሰወች ከአንድ ቦታ ወደ ሌላ ቦታ ለመጓጓዝ ከሚጠቀሙባቸው እቃወች መካከል ወይም ተሽከርካሪዎች መካከል አንዱ ባስ ሲሆን ባስ ብዙ ሰወችን በውስጡ መያዝ ይችላል።

ሰዎች ከተለያዩ ቦታ ከነበረበት ቦታ ተነስተው ወደ ሌላ ቦታ ሄደው ለመጎብኘት ከሚሿቸው ቦታዎች መካከል የእምነት ተቋማት ናቸው የእምነት ተቋማት ገዳማት ሊሆኑ ይችላሉ እንዲሁም መስጊድም ሊሆኑ ይችላሉ ::

በሀገራችን ላይ እውቁና ካገኙት መፅሐፎች መካከል አንዱ ክቡር ድንጋይ ነው። ክቡር ድንጋይ አጓጊ የሆነ ደስ የሚል መጽሐፍ ነው ማለት ነው።

የባህር ዳር ዩኒቨርስቲ አርማ ወይም መገለጫ የሚበራ ሻማ ነገር ሆኖ ብርሃኑን የሚሰጥ እውቀትን የሚሰጥ መሆኑን የሚያሳይ አርማ አለው።

ከቢሮ እቃዎች ዉስጥ አንዱ የሆነው መደርደሪያ ሲሆን የተለያዩ ፋይሎችን መረጃዎችን በየጎራው አድርጎ የሚደረደርበት ነው::

ሰዎች ከአንድ ቦታ ወደሌላ ቦታ ለመሄድ ሲፈልጉ ከሚጠቀሙባቸው መጓጓዣዎች መካከል አንዱ መርከብ ሲሆን መርከብ በጣም ብዙ ሰዎችን የሚይዝ በውሃ ላይ የሚንቀሳቀስ ተሽከርካሪ ነው።

ከፅህፈት መሳሪያዎች ውስጥ አንዱ የሆነው ላጲስ ሲሆን ላጲስ የምንጠቀመው በእርሳስ ከፃህፍን በኋላ አጥፍተን እንደገና ሀሳባችን ስንቀይር ምንጠቀመው እቃ ነው።

ከዱር እንስሳት መካከል በመዝለል የምትታወቀዋ እና ደግሞ እርግጫዋ ከባድ የሆነችዋ እንስሳት ካንጋሮ ትባላለች ። እቺ ካንጋሮ በተለያዩ ፓርኮች ላይ ትገኛለች።

ከፍራፍሬዎች መካከል ውስጥ አንዱ የሆነው በአብዛኛው ጊዜ ያልተለመደው ግን ጣፋጭ የሆነ ፍራፍሬ ኮክ ይባላል። ኮክ ከለሩ ዉስጡ ነጭ ሲሆን ሽፋኑ ደግሞ አረንጓዴ ነገር ነው።

የጫማ አይነቶች ብዙ ሲሆኑ ግን የሰው ልጅ ቤት ሲሆን በአብዛኛው ጊዜ የሚጠቀምባቸው የጫማ አይነቶች ነጠላ ጫማ ይባላሉ። በአብዛኛው ጊዜ ከጎማ ነው ሚሰሩት ማለት ነው ።

በአሁኑ ሰአት የተለያዩ የስፖርት ዓይነቶች ሲገኙ ግን በጣም ተወዳጅነት ያተረፈው ዋነኛውና አንደኛ የሆነው እግር ኳስ ሲሆን እግር ኳስ አለም አቀፋዊ የስፖርት ጨዋታ ነው።

ባህላዊ የሆኑ መጓጓዥነት ከምንጠቀማቸው የመጓጓዣ አይነቶች መካከል አንዱ ጋሪ ሲሆን ጋሪ ዕቃን ከአንድ ቦታ ወደ ሌላ ቦታ ለማዘዋወር ይጠቅመናል ማለት ነው ።

ወደ አርባ ምንጭ በምንጓዝ ጊዜ አይናችንን በጣም የሚስበው ነገር አካባቢው በጣም ለምለም ፣አረንጓዴ ነው። እንዲሁም ደግሞ የተለያዩ ወንዞች ምናምን ይገኙበታል።

በሀገራችን ላይ በጥንት ጊዜ የነበር ሀይማኖት ሲሆን በአሁኑ ሰዓት ብዙም ባይገኝም ግን በጥንት ጊዜ ተስፋፍቶ የነበረው ሀይማኖት ይሁዲዝም ሲሆን ይሁዲዝም በጣም ተዋቂ በአለም አቀፋዊ የሆነ ሃይማኖት ነው ።

ሴቶች ውበታቸው ለመጠበቅ ከሚጠቀሟቸው ነገሮች መካከል አንዱ ቀሲር ሲሆን ይሄ የፊት ጤንነትን የእጅ ፣ የቆዳ የእግር ጤንነት ለመጠበቅ ይጠቅማል ።

ባሁኑ ሰዓት በፖሊ ግቢ መስራች ተብለው ከሚታወቁት ታላላቅ መሪዎች መካከል አንዱ የሆነው ሃይለ ስላሴ ሲሆን ጃንሆይም ይባላሉ።

በአሁኑ ሰአት ከምንጠቀማቸው ማሽኖች መካከል አንዱ የሆነው የቡና መፍጫ ማሽን ነው። ይህ ማሽን ቡናው ተቆልቶ ከበረደ በኋላ አስገብተን በትንሽ ደቂቃ ዱቄት የሚያደርግልን ነው።

ከቤት እንስሳዎች ውስጥ አንዷ የሆነችው ሰው አርብቶ የሚጠቀምባት አንዷ ዶሮ ስትሆን በስጋዋም እንጠቀምባታለን እንዲሁም ደግሞ እንቁላልም ምርት እየሰጠችን እንጠቀምባታለን።

በድሩ ጊዜ ጀምሮ የተመሰረተ እንዲሁም አሁንም ድረስ የተለያዩ አገልግሎቶችን እየሰጠ የሚገኘው ዩኒቨርስቲ አርባምንጭ ዩኒቨርሲቲ ይባላል:: ይህ ዩኒቨርስቲ በአር ምንጭ ይገኛል ::

በሀገራችን ላይ በጣም ብዙ እውቅና ካገኙ ልብወለድ መጽሐፍት መካከል አንዱ ብርቅርቅታ ነው። ብርቅርቅታ በጣም አጓጊ የሆነ ደስ የሚል መጽሐፍ ነው።

ከመሰረታዊ አገልግሎቶች መካከል ውስጥ አንዱ የሆነው ውሃ ሲሆን ውሃ ሰዎች በየቤታቸው ሌላ ቦታ ሳይሄዱ ውሃ በጀሪካን ተሸክመው ሳይመጡ በቤታቸው የሚቀርብላቸው ስርአት ነው።

ቡና ቤቶች በአብዛኛው ጊዜ ሰው እንዲጠራ የሚያደርጉበት መንገድ አንዱ ጭስ ሲሆን፤ ጭስ ቤቱ ላይ ልዩ መዓዛ ሆኖ ሽታውን አሳምሮ ቤቱ እንዲቆይ ያደርገዋል።

ከቤት ዕቃዎች መካከል ውስጥ አንዱ የሆነው ሰሀን ሲሆን፤ ሰሀን ምግባችንን አቅርበን ለመመገብ ከምንጠቀምባቸው ዕቃዎች ውስጥ አንደኛው ነው። በተለያየ መጠን ማግኘት እንችላለን እነሱን።

በድሮ ጊዜ ሰዎች እንዲሁም አሁንም ሰዓት በገጠራማ አካባቢዎች ሰዎች የሚያርሱት በበሬዎች ሲሆን ግን ጉልበትን ለመቀነስ ትራክተር በዘመናዊ መንገድ መጠቀም ይቻላል ማለት ነው።

"ከቤት እቃዎች መካከል አንዱ የሆነዉ ቁምሳጥን ሲሆን፤ ቁምሳጥን ቤታችን ዉሰጥ ለመደርደር፤ ልብሳችንን ለማሲቀመጥ ከምንጠቀምበት እቃዎች አንዱ ነው።"

ከምግብ አይነቶች መካከል አንዱ የሆነው ሽሮ ሲሆን ከአተር፣ ከጓያ ምናምን ይዘጋጃል። እና በኢትዮጵያ በጣም የተለመደው ምግብ ነው ።

የሀዲያ ህዝብ ማህበረሰብ ከተስፋፉት ማህበረሰቦች ውስጥ አንዱ ሲሆኑ በጣም የተለያዩ ውብ ውብ አለባበስ ፣ አመጋገብ ያላቸው ማህበረሰቦች ናቸው ።

ብሎ ናይል ወይም ደግሞ አቫቲሪዞርት የሚባለው በጣም ታዋቂ የሆነ ባህር ዳር ላይ የሚገኝ ሪዞርት ነው። እና በጣም ነፋሻማ ከመሆን የተነሳ ለመዝናናት ይሄዳሉ ማለት ነው እዛ።

ከለስላሳ መጠጦች ውስጥ በአሁኑ ሰዓት የማይገኝ እጠፋ ያለ መጠጥ አንዱ ሰብን አፕ ነው። ሰብን አፕ ልክ እንደ እስፕራይት አይነት መጠጡ ሆኖ ውሃ ከለር ያለው መጠጥ ነው።

የባህርዳር ዩኒቨርስቲ በጣም ታዋቂ ከሆኑ ትምህርት ቤቶች እንዲሁም ዩኒቨርሲቲዎች አንደኛው ሲሆን ከተመሠረተ ረጅም ጊዜያትን ካስቆጠሩ ዩኒቨርስቲዎች ውስጥ አንዱ ነው ።

ፀጉራችንን ለማበጠር እና ውበት ለመስጠት እንዲያድግ ለመንከባከብ ከምንጠቀምባቸው ዋነኛው ዕቃ መካከል ቡርሽ ሲሆን ቡርሽ ፀጉራችን እንዲታ ይረዳናል።

ዜና ከመቅረቡ ወደ ዝርዝሩ ከመግባቱ በፊት ስለዜናው ጠቅለል ያለውን እውቀት የምናካፍልበት ፓርቱ አርዕስተ ዜና ይባላል።

በኢትዮጵያ ኦርቶዶክስ ቤተክርስቲያን በገና በጣም አስፈላጊ ሲሆን፤ በዝማሬ ጊዜ የምንጠቀምበት መሳሪያ ነው።